ፋሽን ፦ ቬሎ ሱሪ ፦ ቬሎ ሱሪ በሀገራችን በአንድ ወቅት በጣም የተለመደ የፋሽን አይነት ነው ። ቬሎ ሱሪ ከታች ፤ ወደ ጫፍ በኩል በጣም ሰፊ አይነት ያለው የሱሪ አይነት ነው ። እናንተ ቬሎ ሱሪ ለብሳችሁ ታውቃላችሁ ? ቬሎ ሱሪስ ምንድነው ለናንተ ?

ታሪክና መልክዓ ምድር የሰሜን ተራሮች በአማራ ክልል የሚገኝ ትልቅ እና ታሪካዊ የተራራ ቦታ የተራራ መልካም ምድር ከዚህ በፊት ስለ ሰሜን ተራሮች ሰምተው ያውቃሉ? ከቦታውስ ሄድው ያውቃሉ?

ህይማኖት፦ ፦ፕሮቴስታንት፦ ፕሮተስታንት በሃገራችን እጅግ እየተዛመተ እና እንደ አዲስ እጂግ እየሄድ የሚገኝ የሃይማኖት አይነት ነው። ፕሮቴስታንት በኢየሱስ ክርስቶስ ብቻ የሚያምን ሀይማኖት ነው። ከዚህ ከደም ስለ ፕሮቴስታንት ሰምተው ያቃሉ? የርስዎስ ሀይማኖት ፕሮቴስታንት ነው?

ማሽኖች የስጋ መፍጫ ስጋን ከመክተት ይልቅ በማሽን ለመፍጫ የሚያገለግለን መሣሪያ ነው። የሰውን ልጅ የስራ ሂደት ያቀልለታል። ከዚህ በፊት የሥጋ መፍጫ ማሽን ተጠቅመው ያውቃሉ?

ማስታወቂያ የሬዲዮ ማስታወቂያ ይህ ማስታወቂያ ከማስታወቂያ መካከል አንዱ ሲሆን ማስታወቂያዎችን በሬድዮ ስርጭት የምናስተላልፍበት የማስታወቂያ አይነት ነው። እናንተ ከዚህ በፊት የሬዲዮ ማስታወቂያዎች ሰምታችሁ ታውቃላችሁን?

ቤትና መኖሪያ ቤት ኮንዶሚኒየም ኮንዶሚኒየም በሀገራችን በብዙ ስፍራ የሚገኝ የመኖሪያ ቤት አይነት ነው። ህዝቦች ተሰባስበው የሚሰራ የመኖሪያ ቤት አይነት ነው። ከዚህ በፊት ኮንዶሚኒየም ውስጥ ኑረው ያውቃሉ?

የሱፐር ማርኬት ምርቶች ፓስታ ፓስታ በብዛት በሱፐር ማርኬት የሚገኝ ምርት ነው። ለምግብነት የሚያገለግለን የሱፐር ማርኬት እቃ ነው ፓስታ። ከዚህ በፊት ከሱፐር ማርኬት ሔደው ፓስታ ገዝተው ያውቃሉ?

ታሪክና መልካምድር የባሌ ተራራዎች ለምሳሌ በሀገራችን እጅግ ታሪካዊና ታዋቂ የመልካምድር ቦታ ሲሆን በተለያዩ ቱሪስቶች የሚጎበኝ ቦታ ነው ። ከዚህ በፊት የባሌ ተራሮች ቦታ ሂደው ያውቃሉን?

ንግድና ግብይት የኦንላይን ንግድ:- የኦንላይን ንግድ ሰዎች በአካል ሳይገናኙ በኮምፒተራቸው ወይም በስልካቸው ተጠቅሞ የሚያካሄዱት የግብይት ስነ ስርዓት ነው። እናንተጋ ከዚህ በፊት የኦንላይን ግብይት አድርገው ያውቃሉ?

ዜና በሀገራችን የተለያዩ የዜና ምንጮች አሉ። አሜኮ በሀገራችን በአማራ ክልል የሚገኝ የዜና ምንጭ ነው። የተለያዩ ዜናዎችን ለብረተሰቡ መቅረብ ይታወቃል። ከዚህ በፊት ስለ አሜኮ ሰምቶ ያውቃሉ? የአሜኮስ ትንታኔ ምን እንደሆነ ያውቃሉ?

የሱፐር ማርኬት ምርቶች ፡-ኢንዶሚ በሀገራችን የተለመደ ጣፋጭ በሶስት ደቂቃ የሚደርስ ከሱፐር ማርኬት ምርቶች አንዱ ነው። እርስዎ ከዚህ በፊት ኢንዶሚ በልተው ያውቃሉ?

ንግድና ግብይት መርካቶ መርካቶ ንግድና ግብይት የሚካሄድበት ሀገራችን ትልቁ እንዲሁም ብሎም በአፍሪካ ትልቁ የገበያ ማዕከል ነው። ከዚህ በፊት እርሶ ምልክት ሄደው የንግድና የግብይት ስራ ፈፅመው ያውቃሉ።

መሠረታዊ አገልግሎ የኮኒደር ልማት የመንገድ ስራ በተለያዩ የሀገራችን ክፍሎች በስፋት እየተዛመተ የሚገኘው የመንገድ እና የተለያዩ አገልግሎቶች የኮኒደር ልማት ይህን መሠረታዊ አገልግሎት ከዚህ በፊት አይተው ያውቃሉ? ሰምተውስ ያውቃሉ?

ማሀበረሰብ እና ቤተሰብ የአውራምባ ማህበረሰብ የአውራምባ ማህበረሰብ በሀገራችን ክፍሎች ከሚታወቁ ማህበረሰቦች ውስጥ አንዱ ሲሆን በጠንካራ ሠራተኝነታቸውና በህዝብ ወዳጅነታቸው የሚታወቁ ማህበረሰቦች ናቸው። ከዚህ በፊት ስለ አዉራምባ ማህበረሰብ ሰምተው ያውቃሉ?

መጽሐፍ መጽሔትና ጋዜጣዎች በሀገራችን የተለያዩ መጽሐፎች አሉ። ለምሳሌ የሀድስ አለማየሁ መጽሐፍ ፍቅር እስከ መቃብር የሚለው ትልቅ መጽሐፍ ነው። የሀድስ አለማየሁ መጽሃፍን ከዚህ በፊት አንብበው ያውቃሉ?

ነጋሪት ጋዜጣ በሀገራችን ካሉ የጋዜጣ ምንጮች አንዱ እና ነባሩ ነጋሪት ጋዜጣ ነው። በሀገራችን ትልቅ የመረጃ ማሰራጫ ቦታ ነበር። ከዚህ በፊት ስለ ነጋሪት ጋዜጣ ሰምተው ያውቃሉ? ነጋሪት ጋዜጣስ አንብበው ያውቃሉ?

ቱሪዝም፦ ጉዞ፣ ቱሪዝም እና ስደት፦ ቱሪዝም ፦ ጢስ አባይ በሀገራችም እንዲሁም በባህር ዳር የሚገኘው የቱሪዝም መደረሻ ስፍራ ከሆነው አንዱ ጢስ አባይ ነው። ከዚህ በፊት ጢስ አባይ ሂደው ጎብኝተው ያቃሉ?

ጥበብ እና ባህል ጥበብ የሽመና ጥበብ በሀገራችን የነበረ እና የሚወደድ ከጥበብ መካከል አንዱ ሽመና ነው። ሽመና የተለያዩ አልባሳትን የመስራት ሂደት ነው ።ከዚህ በፊት በሽመና ሰርተው ያውቃሉ? የሽመነና ልብስስ ለብሰው ያውቃሉ?

ልዩ ልዩ መሣሪያዎች አካፋ ከልዩ ልዩ መሳሪያዎች አንዱ ሲሆን አፈርን ለመቂያ ጭቃ ሲናቮካ ጭቃን ለመዛቂያ እና ለተለያዩ ተግባራቶች የሚያገለግለን ልዩ ልዩ መሳሪያ ነው። እናንተ ስለ አካፋ ሰምታችሁ ታውቃላችሁን።

አርማ ። የድርጅት አርማ ፡ አርማ የተለያየ አርማ ሲኖር የድርጅት አርማ ደግሞ አንድን ድርጅት ከሌላው ድርጅት የሚለይበት የራሱ የሆነ ማንነት እና መገለጫ የሚወክል አርማ ነው ። እናንተ በአካባቢያችሁ ያያችሁት የድርጅት አርማ የቱን ነው?

ስራ:-የኦንላይን ስራ:-የኦንላይን ስራ ከስራ አይነቶች መካከል አንዱ ሲሆን ሰዎች በርቀት ሁነው ስራቸውን የሚያከናውኑበት የስራ አይነት ነው። እናንተ ከዚህ በፊት የኦንላይን ስራ ሰርታችሁ ታውቃላችሁ?

አትክልት እና ፍራፍሬዎች ሙዝ ሙዝ ከአትክልት እና ፍራፍሬዎች መካከል አንዱ ሲሆን ለሰውነታችን ጤናን የሚሰጥ ሰውነታችንን ከበሽታ እንድንከላከል የሚያደርገን አትክልት ነው። ከዚህ በፊት ሙዝ በልተው ያውቃሉ?

በሀገራችን በዜና ምንጭ ከሚያገለግሉ ቦታዎች አንዱ አሚኮ ነው። ስለ አሚኮ ከዚህ በፊት ሰምተው ያውቃሉ? አሚኮ የአማራ ሚዲያ ኮርፖሬሽን በመባል ይታወቃል። በሀገራችን በአማራ ክልል የተለያዩ ዜናዎችን በማቅረብ የሚታወቅ ነው። ስለ አሚኮ ከዚህ በፊት ሰምተው ያውቃሉ?

"ቡና ቤቶችና ምግብ ቤቶች, የሺ ቡና ቤት ፤የሺ ቡና ቤት በባህርዳር የሚገኝ እጅግ ታአዋቂና ብዙ ደንበኞች ያሉት የቡና መሸጫ ቦታ ነው። እናንተ ከዚህ በፊት የሺ ቡና ቤት ተጠቅመው ያውቃሉ?"

ሃይማኖት እስልምና እስልምና በሃገራችን ከሚገኙ ሀይማኖት መካከል አንዱ ሲሆን እስልምና በዓላህ ማመንን ይመለከታል። ከዚህ በፊት ስለ እስልምና ሃይማኖት ሰምተው ያውቃሉ? በሀገራችን በብዛት የእስልምና ሃይማኖት የሚገኘው የት እንደሚሆን ያውቃሉ?

ጥበብ እና ባህል የሠርግ አከባበር የሠርግ አከባበር በሀገራችን በተለያዩ ቦታዎች የሚለያይ የባህል ዓይነት ነው። በአገራችን በተለያዩ ቦታዎች የተለያዩ የሰርግ አከባበር በዓሎች አሉ። እርሶ ከዚህ በፊት የሠርግ አከባበር ባህል አይተው ያውቃሉ።

ቤተሰብና ማህበረሰብ ማህበረሰብ ከተለያየ ቤተሰቦች የተገነባ ነው። ቤተሰብ ሁለትና ሶስት ከዛም በላይ ሰዎችን የያዘ ሲሆን ያ ቤተሰብ ይባላል። ቤተሰብን ስብዕና ያለው ቤተሰብ ለመገንባት ምን ያክል የሚፈጅ ይመስላችኋል?

ቡና ቤቶችና ምግብ ቤቶች የሺ ቡና ቤት በባህር ዳር የሚገኝ ታዋቂ ቡና ቤት ነው። በቡና ጣዕማቸው የሚታወቁ ቤቶች ናቸው። ከዚህ በፊት የሺ ቡና ተጠቅመው ያውቃሉ? የሺ ቡናስ የት ቦታ እንደሚገኝ ያቃሉ?

ጉዞ፣ ቱሪዝምና ስደት ፡-የባህር ላይ ጉዞ ሰዎች ከቦታ ቦታ ለመንቀሳቀስ በባህር ላይ የሚያደርጉት የጉዞ አይነት ነው ።እርስዎ ከዚህ በፊት በባህር ላይ ጉዞ አድርገው ያውቃሉ? ከሆነስ ከየት ወደ የት ነው?

ንግድ እና ግብይት የኦላይን ንግድ:-የኦላይን ንግድ የተለያዩ ሰዎች በአካል ሳይገናኙ ስልካቸውን ወይም ኮምፒተራቸውን በመጠቀም የሚያደርጉት የንግድ እና ግብይት ስነ-ስርዓት ነው። እርሶ ከዚህ በፊት የኦላይን ግብይት ፈፅመው ያውቃሉ?

የቤትና የዱር እንስሳ ድመት ድመት ከቤት እንስሳ መካከል አንዷ ስትሆን ድመት አይጥን ከቦታ ቦታ አድኖ ለመያዝ የምታገለግለን የቤት እንስሳ ነች። ከዚህ በፊት በቤትዎ ውስጥ ድመት ኖሮት ያውቃል፡?

መጠጦች ። አረቄ ፡ አረቄ ከመጠጦች መካከል አንደኛው ሲሆን በሀገራችን በባህላዊ መልኩ በቤት የሚሰራ የመጠጥ አይነት ነው ። የውሃ ቀለም ያለው መጠጥ ነው ። እናንተ ከዚህ በፊት አረቄ ቀምሳችሁ ታውቃላችሁ?

ቤት እና መኖሪያ ቤት የቆርቆሮ ቤት በሀገራችን አብዛኛው ኢትዮጵያዊ የሚጠቀመዉ የቤት ዓይነት ጥቁር ቆሮ የተሰራ የቤት አይነት ነው። የቆርቆሮ ቤት ከቁርቆሮ የተሰራና የጭቃ ግድግዳ ያለው የቤት አይነት ነው ከዚህ በፊት የቆርቆሮ ቤት ውስጥ ኖሮ ያውቃሉ?

መሠረታዊ የአገልግሎት መንገድ። መንገድ ከመሰረታዊ አገልግሎት መካከል አንዱ ሲሆን ለሰው ልጆች ከቦታ ቦታ ለመንቀሳቀስ እንዲያገለግላቸው የሚሰራ ወሳኝ የሆነ የመሰረታዊ አገልግሎት አንዱ ነው። እናንተ ከዚህ በፊት የመንገድ ስራ አይታችሁ ታውቃላችሁ?

እፅዋት ። ጥድ ፡ ጥድ በሀገራችን የሚበቅል ለተለያዩ አገልግሎቶች አልጋ ጠረጴዛ ወንበር ለመስራት የሚያገለግለን የእፅዋት አይነት ነው ። እናንተ ከዚህ በፊት ስለ ጥድ ጥቅም ሰምታችሁ ታውቃላችሁ?

ሃይማኖት ኦርቶዶክስ ተዋሕዶ ኦርቶዶክስ ተዋሕዶ በኢትዮጵያ በአብዘሀኛው ማህበረሰብ ተከታይነት ያለው ሃይማኖት ነው። ኦርቶዶክስ ተዋህዶ በእግዚአብሔር የሚያምን ሃይማኖት ነው። ከዚህ በፊት ስለ ኦርቶዶክስ ሃይማኖት ሰምተው ያውቃሉ? የኦርቶዶክስ ተዋሕዶ ሃይማኖት ተከታይስ ብዛት ስንት ናቸዉ ብለው ያስባሉ?

ባንዲራ የኢትዮጵያ ባንዲራ የኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ ከማህሉ የኮከብ አርማ ያለው ሲሆን በኢትዮጵያን ማንነት የሚገልጽ ባንዲራ ነው። ከዚህ በፊት ለኢትዮጵያ ባንዲራ ሰምተው ያውቃሉ? ትርጉሙ ምን እንደሆነ ያውቃሉ?

ተፈጥሮና አካባቢ የሰሜን ተራሮች የሰሜን ተራሮች በኢትዮጵያ በአማራ ክልል የሚገኝ እጅግ ትልቅ እና ግዙፍ የተፈጥሮ አካባቢ ተራራ የተፈጥሮ አካባቢ ነው። እናንተ ከዚህ በፊት ስለ ሰሜን ተራሮች ሰምታችሁ ታውቃላችሁ?

ፋሽን የተለያዩ ዘመናዊና ዘመናዊ የፋሽን ልብሶች አሉ። ሽፎን ለምሳሌ ሀገራችን የተሰራ እጅግ ዘመናዊ የሴቶች የፋሽን ልብስ ነው። ከዚህ በፊት ስለሽፎን ሰምተው ያውቃሉ? ሽፎን ልብስ ኖሮት ያቃል?

ግብርና ። ዶሮ እርባታ ፡ ዶሮ እርባታ ከግብርና ከግብርና ዘርፍ መካከል አንዱ ሲሆን ዶሮዎችን በማርባት እንቁላል በማስጣል እና ዶሮዎችን ለስጋ ምርት በመሸጥ የሚተገበር የስራ አይነት ነው ። እናንተ የዶሮ እርባታ አርብታችሁ ታውቃላችሁ?

ጥበብ እና ባህል ፦ የሸመና ጥበብ ፦ የሽመና ጥበብ በሀገራችን የተለመደ የጥበቡ ዓይነት ሲሆን የተለያዩ ባህላዊ ልብሶችን መስራት የሚታወቅ የጥበብ አይነት ነው ። እርስዎ ከዚህ በፊት ስለ ሸመና ስራ ሰምተው ያውቃሉ ?

መፅሀፍ፣ መፅሄትና ጋዜጦች አዲስ ዘመን ጋዜጣ በሀገራችን በጣም እጅግ ዘመናዊ እና መረጃን በማድረስ የሚታወቀው ጋዜጣ መካከል አዲስ ዘመን ጋዜጣ ነው። ከዚህ በፊት አዲስ ዘመን ጋዜጣ ሰምተው እና አንብበው ያቃሉ?

ታዋቂ መሪዎች አባቶች አባዱላ ገመዳ በኢትዮጵያ ታዋቂና ትልቅ መሪ ከሆኑት መካከል አባዱላ ገመዳ ይጥቀሱበታል። ከዚህ በፊት ስለአባዱላ ገመዳ ምን ያቃሉ? አባዱላ ገመዳስ ማን ነው?

ቡና ቤቶችና ምግብ ቤቶች ፒያሳ። ፒያሳ ምግብ ቤት። ፒያሳ ምግብ ቤት በባህር ዳር በጊዮርጊስ አካባቢ ዝቅ ብሎ የሚገኝ እጅግ የተወደደ እና የጾም የምግብ ቤት ቦታ ነው። እናንተ ከዚህ በፊት ስለ ፒያሳ ሰምታችሁ ታውቃላችሁ?

ህግ አስገባሪ ፖሊስ ፖሊስ በሀገራችን ህግ አስከባሪ ከሆኑ አካላት መካከል አንዱ ነው። ፖሊስ በተለያዩ ስፍራዎች በመሄድ የሀገራችንን ህግና ሰላም የሚያስከብር አካል ነው ።ከዚህ በፊት በፖሊስ የህግ ማስከበር ስርአት ሰፍኖሎት ያውቃል።

እጽዋት ዋንዛ ከእጽዋት አይነቶች አንዱ ሲሆን የሚበላ ፍሬ የሚያፈራ የዋንዛው እንጨት ደግሞ አልጋ ለመስሪያ የሚያገለግል የእጽዋት አይነት ነው የጽዋት አይነት ነው። ከዚህ በፊት ከዋንዛ የተሰራ አልጋ ላይ ተኝተው ያውቃሉ?

ጅብ የዃላ እግሩ አጭር የሆነ የዱር እንስሳት ነው ።እናንተ ከዚህ በፊት ስለ ጅብ ሰምታችሁ ታውቃላችሁ? የኳላ እግሩስ አጭር እንደሆነ ታውቃላችሁ?

ማህበረሰብ እና ቤተሰብ ፦የአውራምባ ማህበረሰብ በሃገራችን እጅግ ታዋቂ እና ዝነኛ የሆነ ማህበረሰብ ነው። የአውራምባ ማህበረሰቦች በታታሪነታቸው፣ በስራ ወዳድነት ባህላቸው የሚታወቁ ማህበረሰቦች ናቸው። የአውራምባ ማህበረሰብ የት እንደሚገኝ ያውቃሉ?

አርማ ። አንበሳ ፡ አንበሳ የኢትዮጵያን የአፄ ሃይለ ስላሴ ግዛት የሚወክል አርማ ነበረ ። አንበሳን እንደ አርማ የሚጠቀም አገዛዝ ነበረ ። እናንተ የአፄ ሃይለ ስላሴ አርማ ምን አይነት እንደነበር ታውቃላችሁ?

ቤት እና መኖሪያ ቤት ኮንዶሚኒየም ከመኖሪያ ቤቶች መካከል አንዱ ሲሆን በመንግስት ተደራጅቶ ለብዙሀን ህዝቦች የሚሰጥ የቤት ዓይነት ሲሆን ኮንዶሚኒየም ይባላል። ከዚህ በፊት ኮንዶሚኒየም ውስጥ ኑሮ ያውቃሉ?

ጥበብና ባህል ጥበብ የሽመና ስራ፦ የሽመና ስራ በሀገራችን ከሚገኙ የጥበብ አይነቶች አንዱ ሲሆን በሽመና ስራ የተለያዩ ባህላዊ አልባሳቶች የሚሰሩበት ስነ ስርአት ነው። ከዚህ በፊት ስለ ሽመና ስራ ሰርተው ያውቃሉ?

መሰረተ ልማት፤ ትምህርት ቤት፦ ትምህርት ቤት ከመሰረተ ልማት አይነቶች አንዱ ሲሆን የሰውን ልጂ ከኋላቀርነት ወደ ዘመናዊነት፥ ካልተማረነት ወደተማረ የሚያሸጋግር መሰረታዊ ልማት ነው። እናንተ ከዚህ በፊት ትምህርት ቤት ተምራችሁ ታውቃላችሁ?

ሃይማኖት ኦርቶዶክስ ተዋህዶ ሃይማኖቶች አንዱ ኦርቶዶክስ ተዋህዶ ሲሆን በሀገራችን በአብዛኛው ማህበረሰብ የሚከተሉት የሃይማኖት አይነት ነው። ከዚህ በፊት ስለ ኦርቶዶክስ ሀይማኖት ምን ያክል ያቃሉ?

ህግ አስከባሪ ፖሊስ ከህግ አስከባሪ ሰዎች መካከል አንዱ ሲሆን በሀገራችን በብዛት የሀገራችን ሰላም እያስከብሩ የሚገኙ ሰዎች ናቸው። ከዚህ በፊት ስለ ፖሊስ እና ስለህግ አስከባሪነቱ ምን ያክል እውቀት አሎት?

ትምህርት ፦ የርቀት ትምህርት ፦ የርቀት ትምህርት ትምህርትን ከማስተማሪያ መንገዶች አንዱ ሲሆን የርቀት ትምህርት ማለት የሰው ልጅ የእለት ተዕለት ተግባሩን በጎን እየሰራ በጎን ትምህርቱን የሚማርበት ስነስርዓት ነው ። እናንተ የርቀት ትምህርት ተምራችሁ ታውቃላችሁን ?

ስራ መምህርነት መምህርነት ከስራ ዘርፎች አንዱ ተማሪዎችን ለተሻለ አላማ የማብቃት ስራ ነው። መምህርነት ተማሪዎችን ማስተማርን ያከናውናል። ከዚህ በፊት የመምህርነት ስራ ሰርተው ያውቃሉ?

መጓጓዣ እና ተሽከርካሪዎች፦ ባጃጅ፦ ባጃጃ በሀገራችን እጂግ የተለመደ ከቅርብ ቦታዎች ለመመላለስ የሚያገልገግል የመጓጓዣ ተሽከርካሪ ነው። ባለ ሶስት ጎማ ተሸከርካሪ ነው ከዚህ በፊት በባጃጅ ተጉዘው ያቃሉ? ባጃጅስ ምን እንደሆነ ያቃሉ

ፋሽን ተነፋነፍ ሱሪ ተነፋነፍ ሱሪ በሀገራችን እንደ ፋሽን የነበረ በድሩ ሰዎች ይለበስ የነበረ አለባበስ አይነት ነው። እናንተ ከዚህ በፊት ስለ ተነፋነፍ ሱሪ ሰምታችሁ ታውቃላችሁ?

መጠጦች ቢራ ዋሊያ ቢራ በሀገራችን እጅግ የተለመደና ታዋቂ የነበረ የመጠጥ አይነት ነው። በሀገራችን እጅግ ተወዳጅ የመጠጥ አይነት ነው። ከዚህ በፊት ዋሊያ ቢራ ቀምሰው ?

ማስጌጥ፤ አንድን ቦታ ማስዋብ ማለት ነው። የጆሮ ጌጥ፤ የጆሮ ጌጥ የሰውን ልጅ ውበት ለማስጌጥ የሚያገለግለን ነገር ነው። ይህን የምናከናውነው ተግባር ምን በመባልል ይታወቃል? ማስጌጥ ማለት፤ የጆሮ ጌጥስ ምንድነው?

የቤት እቃዎች፤ ስኒ፦ ስኒ ከቤት እቃዎች መካከል አንዱ ሲሆን ለቡና መጠጫነት የሚያገለግለን የቤት እቃ ነው። ከዚህ በፊት ስለ ስኒ ሰምተው ያውቃሉ? እናስ በስኒ ጠጥተው ያውቃሉ?

ፋሽን ቡትስ ጫማ ቡትስ ጫማ በአገራችን በጊዜው በአሁን ጊዜ እየተለመደ የመጣ የፋሽን አይነት ሲሆን፤ ረጅም ከፍ ያሉ ጫማዎችን የመልበስ ፋሽን ነው። እርስዎ በቡትስ ጫማ ዘንጠው ያውቃሉ?

ሃይማኖት ቅባት ቅባት በኦርቶዶክስ በክርስቲያን ሃይማኖት ስር የሚካተት የሃይማኖት አይነት ሲሆን በሀገራችን በአንዳንድ ቦታዎች የሚተገበር የሃይማኖት አይነት ነው:: እናንተስ ስለ ቅባት ሃይማኖት ሰምታችሁ ታውቃላችሁ?

ሥራ የግንባታ ሥራ የግንባታ ሥራ ከሰዎች መካከል አንዱ ሲሆን፤ የግንባታ ሥራ የተለያዩ ህንፃዎችን የማቆም የተለያዩ ነገሮችን የመስራት ተግባር ነው። ከዚህ በፊት እርስዎ የግንባታ ሥራ ውስጥ ተሳትፈው ያውቃሉ?

ሃይማኖት እስልምና እስልምና ከሀገራችን ከሚገኙ የሃይማኖት መካከል አንዱ ዋነኛው ሲሆን በአላህ እምነት ላይ ተመርኩዞ የተመሰረተ ሃይማኖት አይነት ነው። እናንተስ ስለ እስልምና እምነት ምን ታስባላችሁ?

ማስጌጥ መቀባት መቀባት ከማስጌጥ ተግባራት መካከል አንዱ ሲሆን የተለያዩ ያረጁ ግርግዳዎችን ቤቶችን በአዲስ ቀለም የመቀባት ስርአት መቀባት በመባል ይታወቃል::

ጥበብ እና ባህል በአገራችን ከሚገኙ ባህሎች አንዱ የአገው ብሄር ብሄረሰቦችና ህዝቦች ባህል ነው ።የአገው ብሄር ብሄረሰቦች እና ህዝቦች የተለየ ባህል ያላቸው ሲሆን የተለያየ የባህል አ ያላቸው ሲሆን የተለያየ የባህል አከባበርም አላቸው ከዚህ በፊት ስለ አገው ዝቦች ሰምታችሁ ታውቃላችሁ?

ተፈጥሮና አካባቢ ጣና ሐይቅ ጣና ሐይቅ በኢትዮጵያ አማራ ክልል ባህር ዳር የሚገኝ ትልቅ ሰፊ ሐይቅ ሲሆን በሀገራችን እጅግ ያማረ እና የተዋበ የተፈጥሮ አካባቢያዊ ቦታ ነው። እናንተ ከዚህ በፊት ጣና ሐይቅ ሄዳችሁ ታውቃላችሁ?

ስፖርት እግር ኳስ ከስፖርት ተግባሮች መካከል አንዱ ሲሆን በሀገራችን እንዲሁም ብሎም በአለም ላይ በጣም የተለመደና ተወዳጅ የስፖርት ዘርፍ ነው። ከዚህ በፊት እግር ኳስ ተጫውተው ወይም የእግር ኳስ ጨዋታ ተመልከተው ያቃሉ?

ጌጣጌጥ ። የጆሮ ጌጥ ፡ የጆሮ ጌጥ በሴቶች በአብዛኛው የሚለበስ የጌጥ አይነት ሲሆን ሴቶች በሁለቱም ጆሯቸው የሚለብሱት ከወርቅ ከብር እና ከአልማዝ ሊሰራ የሚችል የጌጥ አይነት ነው ። ከዚህ በፊት ጌጣጌጥ ገዝተው ያውቃሉ? ለብሰውስ ያውቃሉ?

መዋቢያዎች ወይም የውበት መጠበቂያ ሳሙና ሳሙና ለሰው ልጆች ለውበት መጠበቅነት የሚያገለግል ፊታችንን፣ ሰውነታችንን፣ ገላችንን ልናጥብበት የምንችል ሰውነታችንን ንፁ የሚያደርግልን ውበት መጠበቂያው ነገር ነው። እናንተስ ሳሙና ተጠቅማችሁ ታውቃላችሁእን?

የቤትና የቢሮ እቃዎች ጠረጴዛ በቤታችን እና በቢሮዎችን በስፋት የሚገኝ የመገልግያ መሳሪያ ሲሆን ነገሮችን አስገድፈን ለመስራት የሚያገለግልን ዕቃ ነው። ከዚህ በፊት በጠረጴዛ ላይ ስራችሁ ሰርታችሁ ታውቃላችሁ?

ስራ የቀን ስራ የቀን ስራ ከስራ አይነቶች መካከል አንዱ ሲሆን የሰው ልጅ የእለት ከለት ይወቱን ለማሻሻል የሚሰራው የስራ አይነት የቀን ስራ በመባል ይታወቃል። እናንተ ከዚህ በፊት የቀን ስራ ሰርታችሁ ታውቃላችሁ? የቀን ራስ ምን ይመስላችኋል?

ማህበረሰብ እና ቤተሰብ የአገው ማኅበረሰብ በሀገራችን በአማራ ክልል የሚገኝ በጭፈራቸው የሚታወቁ ድንቅ የህዝቦች መኖሪያ ማህበረሰብ ነው። እናንተ ከዚህ በፊት ስለ አገው ማህበረሰብ ሰምታችሁ ታውቃላችሁ?

መጠጦች ጠላ ጠላ በሀገራችን በስፋት የተለመደ እና በአብዛኛው ቤት የሚሰራ የመጠጥ አይነት ሲሆን ጥቁር ከለር ያለው የመጠጥ አይነት ነው። ከዚህ በፊት ጠላ ጠጥተው ያውቃሉ?

ማስታወቂያ የአፋልጉኝ ማስታወቂያ ከማስታወቂያ አንዱ ሲሆን የተለያዩ የሰው ልጅ ሲጠፋ በተለያዩ ሚዲያዎች የሚካሄድ አፋልጉኝ ማስታወቂያ ነው። እናንተ ከዚህ በፊት የአፋልጉኝ ማስታወቂያ ሰምተው ያውቃሉ?

ጫማዎች ናይክ፦ ናይክ የሚባለው ብራንድ በሀገራችን እጅግ እየዘመነ የመጣ ዘመናዊ የውጭ ሀገር ምርት ሲሆን ከውጭ ሀገር ወደ ኢትዮጵያ የገባነው ከዚህ በፊት የናይክ ጫማ ለብሰው ያውቃሉ?

ቡና ቤቶችና ምግብ ቤቶች ለምሳሌ መሲ ቡና ቤት የተለያዩ የቡና ጣእም ያላቸው ቡናዎችን ማግኘት እንችላለን። ከመሲ ቡና ቤት ሂደው ተጠቃመው ያውቃሉ? ዋጋውስ ስንት ነው የቡናው ዋጋ?

መዋቢያዎች ወይም የውበት መጠበቂያ ቅቤ በአገራችን በተለይ በገጠሩ ስፍራ የሰው ልጆች መዋቢያ ወይም የውበት መጠበቂነት የሚያጠቃውበት ነገር ነው። ከዚህ በፊት በሰውነቱ ላይ ቅቤ የተጠቅመው ያቃሉ

ምግብ በየአይነት በየአይነት ከተለያዩ የምግብ አይነቶች የተሰራ ሲሆን ሽሮ፣ ድንች፣ አትክልት፣ ሰላጣ፣ ቆስጣ የተለያዩ ነገሮችን ያካተተ ነው። ከዚህ በፊት ስለበየአይነት ሰምተው ያውቃሉ? በየአይነ ምግብስ በልተው ያውቃሉ?

ቤት እና መኖሪያ ቤት ቪላ ቤት ከመኖሪያ ቤቶች አንዱ ሲሆን በትልቅ ባለሃብቶች እና ባለጸጋዎች የሚገነባ ዘመናዊ እና እጅግ ቅንጡ የቤት ዓይነት ነው። ቪላ ቤች ውስጥ ኑረው ያውቃሉ?

ሀይማኖት ኦርቶዶክስ:- ኦርቶዶክስ ከኢትዮጵያ ካሉ ከብዙ ሀይማኖት አንዱ እና ዋነኛዉ ሲሆን ከዚህ በፊት ስለ ኦርቶዶክስ ሰምተዉ ያዉቃሉ? ኦርቶዶክስ በኢየሱስ ክርስቶስ የሚያምን የሀይማኖት አይነት ነዉ። ከዚህ በፊት ስለ ኦርቶዶክስ ሰምተዉ ያዉቃሉ? ምን አይነት ሀይማኖትስ ነዉ?

መዋቢያዎች ወይም የውበት መጠበቂያዎች ሎሽን ሎሽን መጠበቂነት ከሚያገለግሉ ነገሮች ውስጥ አንዱ ነው። በሀገራችን በብዛት ሴቶች የሚጠቀሙት የውበት ምንጠብቂያ ሎሽን ነው። ከዚህ በፊት ስለ ሎሽን ሰምተው ያውቃሉ? ሎሽንስ በሰውነቶ ላይ ተጠቅመው ያውቃሉ?

የቤት ዕቃዎች ጀበና ጀበና ከቤት ዕቃዎች መካከል አንዱ ሲሆን ቡና ለማፍላት የሚያገለግለን የቤት ዕቃ ነው። ጀበና ቡናን ለማፍላት የሚያገለግል የቤት ዕቃ ነው። ከዚህ በፊት በጀበና ቡና አፍልታው ያውቃሉ?

መጓጓዣና ተሽከርካሪዎች ባጃጅ ባለሶስት እግር ተሽከርካሪ ሲሆን ሰዎችን ከቦታ ወደ ቦታ በማጓጓዝ የሚታወቅ በመጠኑ አነስተኛ የሆነ መጓጓዣ ነው።

ፖለቲካ አለም አቀፍ ፖለቲካ አለም አቀፍ ፖለቲካ ከፖለቲካ አይነቶች መካከል አንዱ ሲሆን ከሀገር ጉዳይ በተረፈ በአለም ዙሪያ ያሉ የፖለቲካ እንቅስቃሴዎችን የምናጠናበት የምንከታተልበት ስነስረአት ዓለም አቀፍ ፖለቲካ ይባላል።

የፅፈት መሳርያ እቃዎች እርሳስ እርሳስ ከፅፈት መሳርያ እቃዎች መካከል አንዱ ሲሆን የተለያዩ ስዕሎችን ለመፃፍ የተለያዩ ሂሳቦችን ለማስላት የሚያገለግለን የፅህፈት መሳርያ ነው። እናንተ ከዚህ በፊት እርሳስ ተጠቅመው ያውቃሉ?

እጽዋት ባህር ዛፍ ከእጽዋት አይነቶች አንዱ ሲሆን በአገራችን በአብዛኛው ስፍራ በቅሎ የሚገኝ የእጽዋት አይነት ነው። ባህር ዛፍ የተለያዩ ለቤት መስሪያ አገልግሎቶች የሚውል ነው። ስለባህር ዛፍ አመጣጥ ያቃሉ?

ሙዚቃ ፦ ዘለሰኛ ፦ ዘለሰኛ ከሙዚቃ አይነቶች መካከል አንዱ ሲሆን ለስለስ ባለ መልኩ የዝማሬ ዓይነት ዜማ ባለው የሚሞዘቅ ሙዚቃ ነው ። እናንተ ከዚህ በፊት ዘለሰኛ ሙዚቃ ሰምታችሁ ታውቃላችሁ ?

የቤት ዕቃዎች ፌር ሜድሎ ፌርሜላሎ ለእሳት ማያዣነት የምንጠቀምበት በቤታችን የቤት እቃ መካከል አንዱ ነው። እናንተ ከዚህ በፊት በፌርሜሎ ተጠቅማቹ እሳት አያይዛችሁ ታውቃላችሁን?

የሱፐር ማርኬት ምርቶች ችፕስ ችፕስ ከሱፐር ማርኬት ምርቶች አንዱ ሲሆን በሀገራችን በተለይ በወጣቱ ሰዎች መካከል በጣም የተለመደ እና ጣፋጭ የምግብ አይነት ነው። ከዚህ በፊት ችፕስ ገዝተው ተጠቅመው ያውቃሉ? የችፕስ ዋጋስ ስንት እንደሆነ ያውቃሉ?

ግብርና እርሻ እርሻ ከግብርና ስራዎች መካከል አንዱና ዋነኛው ሲሆን በሮችን በመጠቀም መሬትን በማረስ ምርትን በማምረት የሚደረግ የግብርና ስነስርአት ነው። እናተ ከዚህ በፊት ስለእርሻ ሰምተው ያውቃሉ?

ማህበራዊ ሚዲያ ቴሌግራም በሀገራችን ኢትዮጵያ በጣም ብዙ ተጠቃሚ ያገኘና የተለመደ ከማህበራዊ ሚዲያዎች አንዱ ሲሆን እጅግ ቀልጣፋና ዘመናዊ የሆነ የማህበራዊ ሚዲያ ነው። እናተ ቴሌግራም ተጠቅማችሁ ታውቃላቺሁ?

መጓጓዣና ተሽከርካሪዎች ባጃጅ ባጃጅ ባለሶስት እግር ለመጓጓዣነት በሀገራችን የሚያገለግል ተሽከርካሪ ነው ባጃጅ ከቦታ ቦታ በማመላለስ የሚታወቅ ተሽከርካሪ ነው። ከዚህ በፊት ባጃጅ ተጠቅመው ያውቃሉ? የባጃጅስ ጎማ ብዛት ስንት ነው?

ተፈጥሮ እና አካባቢ ጣና ሃይቅ ጣና ሃይቅ በተፈጥሮው እጅግ ያማረ እና የሚወደድ የተፈጥሮ ወይም የተፈጥሮ አካባቢ ነው። ጣና ሃይቅ በባህር ዳር የሚገኝ ሲሆን ስፋቱም እጅግ በጣም ሰፊ የሆነ ሃይቅ ነው። ከዚ በፊት ጣና ሃይቅ ሄደው ያውቃሉ?

የጽህፈት መሳሪያ እቃዎች እርሳስ እርሳስ ስዕልን ለመሳብ እና ሂሳብን ለማስያ የሚያገለግለን ጽህፈቶቻችንን በማጥፋት የምንችልበት የጽህፈት መሳሪያ እቃ ነው። እናንተ ከዚህ በፊት እርሳስ ተጠቅማችሁ ታውቃላችሁ?

ሞባይል ከኤሌክትሮኒክስ እቃዎች መካከል አንዱ ሲሆን ለሰው ልጅ ብዙ እና የተለያየ ጠቀሜታ ይሰጣል። ስለዚህ የሞባይል ጥቅም ምን ሊሆን ይችላል? ሞባይል ጠቃሚ ነውን?

ፖለቲካ ሀገር አቀፍ ፖለቲካ ሀገር አቀፍ ፖለቲካ ከፖለቲካ መካከል አንዱ ሲሆን በአገር ውስጥ ለአገር ሰላም የሚደረግ የሀገር ውስጥ ፖለቲካ ነው። እርስዎ ከዚህ በፊት የአለም አቀፍ ፖለቲካ ላይ ተሳትፈው ያውቃሉ? ካወቁስ እንዴት በምን ሁኔታ?

ዜና የስፖርት ዜና የስፖርት ዜና ከዜና አይነቶች ዉስጥ አንዱ ሲሆን ስለ ስፖርት የእለት ተእለት ተግባሮች አዳዲስ ነገሮች የሚዘግብ የዜና አይነት ነው። እናንተ የስፖርት ዜና አድማጭ ናችሁ?

ሃይማኖት ኦርቶዶክስ ተዋህዶ ኦርቶዶክስ ተዋህዶ ከሃይማኖት መካከል አንዱ ሲሆን በእግዚአብሔር የሚያምኑ ህዝቦች የሚከተሉት የእምነት ዓይነት ነው። እናንተ ከዚህ በፊት ስለ ኦርቶዶክስ እምነት ሰምታችሁ ታውቃላችሁ?

ባንዲራ እና መለያ የአማራ ክልል ባንዲራ የአማራ ክልል ባንዲራ የአማራ ክልልን ከሌሎች ክልሎች የሚለይ ባንዴራ ነው። ለእናንተ ከዚህ በፊት የአማራ ክልል ባንዲራን አይታችሁ ታውቃላችሁ?

ጌጣጌጥ አምባር የእጅ አምባር በሃገራችን ከጥንት ጀምሮ ሲለበስ የነበረ ከወርቅ ከመዳብ ከነሃስ ሊሰራ የሚችል የእጅ ጌጥ ነው። በአብዛኛው ሴቶች እህቶቻችን የሚያደርጉት ጌጥ ነው። እናንተ የእጅ አምባር አድርጋቹ ታውቃላቹ? የእጅ አምባርስ ምን አይነት እንደሆነ ታውቃላችሁ?

ፖለቲካ አለም አቀፍ ፖለቲካ ከሃገር አልፎ በአለም ዙሪያ የሚካሄዱ ፖለቲካዊ እንቅስቃሴዎችን በመዳሰስ የሚታወቅ ከቦታ ወደ ቦታ ከሃገር ወደ ሃገር የሚካሄድ የፖለቲካ እንቅስቃሴ አይነት ነው። እርሶ ከዚህ በፊት በአለም አቀፍ ፖለቲካ ላይ ተሳትፈው ያውቃሉ?

ጌጣጌጥ የአንገት ሀብል ጌጣጌጥወች ውስጥ አንድ ሲሆን አንገት ላይ የሚደረግ አንገት ላይ ውበት የሚሰጥ ከብር ከወርቅ ከነሐስና ከተለያዩ ነገሮች የሚሠራ ነውጌጣጌጥአይነት ነው። እርሶ ከዚ በፊት የአንገት ጌጣጌጥ አድርገው ያውቃሉ?

ቤትና መኖሪያ ቤት በሀገራችን የተለያዩ ቤትና የመኖሪያ ቤት ዓይነቶች አሉ። ጎጆ ቤት በሀገራችን በገጠሩ አካባቢ የሚገኝ የመኖሪያ ቤት አይነት ሲሆን ጎጆ ቤት ይባላል። ከዚህ በፊት ጎጆ ቤት አይተው ያውቃሉ? ጎጆ ቤት ውስጥስ ኑረው ያውቃሉ?

ሙዚቃ ፦ ባህላዊ ሙዚቃ ፦ ባህላዊ ሙዚቃ ከሙዚቃ አይነቶች መካከል አንዱ ሲሆን የተለያዩ የባህላዊ መሳሪያዎችን በመጠቀም የሚደረግ የሙዚቃ ስልት ነው ። እናንተ ከዚህ በፊት የባህላዊ ሙዚቃ ሰምታችሁ ታውቃላችሁን ?

መጽሐፍት፣ መፅሄት እና ጋዜጦች ፦ አዲስ ዘመን ጋዜጣ ፦ አዲስ ዘመን ጋዜጣ በሀገራችን ኢትዮጵያ የተለመደ እና እጅግ ታዋቂ የጋዜጣ አይነት ነው ። እናንተ ከዚህ በፊት የአዲስ ዘመን ጋዜጣ አንብባችሁ ታውቃላችሁ ? ስለ አዲስ ዘመን ጋዜጣስ ሰምታችሁ ታውቃላችሁ ?

የገና ጨዋታ የገና ጨዋታ በሀገራችን ከተለመዱ የባህላዊ ስፖርት መካከል አንዱ ሲሆን ሰዎች በገና እለት ተሰብስበው የሚጫወቱት እየጨዋታ አይነት ነው። እርስዎ በአካባቢዎ የገና ጨዋታ ሲካሄድ አይቶ ያውቃሉ?

ታዋቂ መሪ አባቶች በባህር ዳር ሀገረ ስብከት መሪ የሆኑት አቡነ አብርሃም ናቸው። ስለ አቡነ አብርሃም ከዚህ በፊት ሰምተው ያውቃሉ? አቡነ አብርሃምስ በባህር ዳር ውስጥ እንደሚኖር ያውቃሉ?

መጠጦች አረቂ አረቂ በአገራችን የተለመደ እና በአብዛኛው ሰዎች የሚጠጣ የመጠጥ ዓይነት ነው። አረቂ ውሃ ከለር ያለው በጣም ሃይለኛ ነገር ነው። ከዚህ በፊት ስለ አረቂ ሰምተው ያውቃሉ? አረቂስ ቀምሰው ያውቃሉ?

ታሪክና መልካም ምድር አድዋ አድዋ የኢትዮጵያ ህዝቦች የኩራት ታሪክ ሲሆን ኢትዮጵያ ጣሊያንን ያሸነፈችበት ታሪካችን ነው ።እናንተ ከዚህ በፊት ስለ አድዋ ሰምታችሁ ታቃላችሁ?

የቤት እቃዎች ብረት-ድስት:- ብረት-ድስት ከቤት ዕቃዎች ውስጥ አንድ ሲሆን የተለያዩ ተግባሮችን ለማከናወን ይጠቅመናል። ብረት ድስት ወጥ ለመስራት የተለያዩ ነገሮችን ለመቀቀል የምንጠቀምበት የቤት ዕቃ ነው። እናንተ ብረትድስት ተጠቅማችሁ ታውቃላችሁ?

ማህበረሰብ እና ቤተሰብ የአዉራምባ ማህበረሰብ የአዉራምባ ማህበረሰብ በሃገራችን ኢትዮጵያ ብሎም በጎንደር የሚገኝ የሴቶችና የወንዶችን እኩልነት የሚያከብር ታዋቂ የማህበረሰብ ክፍል ነው። እናንተ ከዚህ በፊት ስለ አዉራምባ ሰምታቹ ታውቃላቹ?

የቤት እና የዱር እንስሳ፤ አህያ አህያ ከቤት እንሥሣቶች አንዱ ሲሆን ለጭነት እና የተለያዩ እቃዎችን ለማጓጓዝ የሚያገለግል የቤት እንስሳ አንዱ ነው። እናንተ ከዚህ በፊት በአህያ አገልግሎት አድርጋቹ ታውቃላቹ?

ጥበብ እና ባህል የሽመና ጥበብ በሃገራችን በባህላዊ መልኩ የሚሰራ የተለያዩ አልባሳቶችን የሚሰራ የጥበብ ስራ ነው። እናንተ ከዚህ በፊት ስለሽመና ጥበብ ሰምታቹ ታዉቃላቹ?

መጓጓዣዎችና ተሽከርካሪዎች ባጃጅ ባጃጅ ለመጓጓዣነት የሚያገለግል የተሽከርካሪ አይነት ሲሆን ሶስት ጎማዎች ወይም እግሮች ያሉት የመጓጓዣ አይነት ነው። እናተ ከዚህ በፊት በባጃጅ ተጉዛችሁ ታውቃላችሁ።

ትምህርት መሰረተ ትምህርት መሰረተ ትምህርት በባህላዊ መንገድ መምህራን ሰፈር ድረስ በመሄድ ተማሪዎችን የሚያስተምሩበት ስነስርአት ነው? እናተ ከዚህ በፊት ስለመሰረተ ትምህርት ሰምታችሁ ታውቃላችሁ?

ፖለቲካ አለም አቀፍ ፖለቲካ አለም አቀፍ ፖለቲካ ከፖለቲካ አይነቶች መካከል አንዱ ሲሆን ከሀገር አልፎ ለዓለም ላይ የሚካሄዱ የፖለቲካ እንቅስቃሴዎችን የሚያከናውን የፖለቲካ ዓይነት ነው። እርስዎ ከዚህ በፊት የዓለም አቀፍ ፖለቲካ ላይ ተሳትፎ ያውቃሉ?

ጥበብና ባህል ፦ የሽመና ጥበብ ፦ የሽመና ጥበብ በሀገራችን የተለመደ ፣ የተለያዩ ባህላዊ ልብሶችን በመስራት የሚታወቅ የጥበብ አይነት ነው ። ከዚህ በፊት እርስዎ ስለሽመና ሰምተው ያውቃሉ ?

ጥበብ እና ባህል፦ የሽመና ጥበብ፦ የሽመና ጥበብ በሀገራችን እጅግ ታዋቂ የሆነ የጥበብ እና የባህል አይነት ሲሆን የተለያዩ ባህላዊ ልብሶችን በመስራት የጥበብ እና ባህል ነው። እርስዎስ ከዚህ በፊት ስለሽመና ጥበብ ሰምተው ያቃሉ?

ትምህርት ፦ የርቀት ትምህርት ፦ የርቀት ትምህርት የሰው ልጅ ስራውን በጎን እየሰራ ትምህርቱን በጎን የሚያስኬድበት የትምህርት አይነት ነው ። እናንተ ከዚህ በፊት የርቀት ትምህርት ተምራችሁ ታውቃላችሁ ?

ልዩ ልዩ መሳሪያዎች ማጭድ ማጭድ ከልዩ ልዩ መሳሪያዎች አንዱ ሲሆን ገበሬዎች የዘሩትን ምርት የሚያጭዱበት መሳሪያ ነው። ማጭድ እህልን ለማጨጂያ ያገለግለናል። ከዚህ በፊት ማጭድ ተጠቅመው ያውቃሉ ምን አይነት እህልስ አጨዱ?

ግብርና የከብት እርባታ የከብት እርባታ ከግብርና ተግባሮች መካከል አንዱ ሲሆን ከብቶችን በማድለብ በማርባት ወተት በመሸጥ ለስጋ በማድረስ በመሸጥ የሚከናወን ተግባር ነው። እናንተ የከብት እርባታ ተግባር ላይ ተሳትፋችሁ ታውቃላችሁ?

ጉዞ ቱሪዝም እና ስደት ቱሪዝም ጎርጎራ በሀገራችን በጎንደር የሚገኘው ጎርጎራ አዲስ ፕሮጀክት ትልቅ የቱሪዝም መዳረሻ ስፍራ ነው። ከዚህ በፊት ጎርጎራ ሄደው ያውቃሉ?

መሰረተ ልማት ጤና ጣቢያ ጤና ጣቢያ ለሰው ልጆች ዋነኛና መሰረታዊ ከሆነ የመሰረተ ልማት መካከል አንደኛው ነው። የሰዎችን ጤና ለመጠበቅ የሚያደርግ መሰረተ ልማት ነው። እናንተ ከዚህ በፊት ጤና ጣቢያ ተጠቅማችሁ ታቃላችሁ?

መጓጓዣና ተሽከርካሪዎች አይሩፍ በመባል የሚታወቀው የመጓጓዣ ተሽከርካሪ ከባጃጅ ተለቅ ያለ ከታክሲ በሳይዝ በመጠን አነስ ያለ የመጓጓዣ አገልግሎት የሚሰጥ ተሽከርካሪ ነው። እናተ በአይሩፍ ሂዳችሁ ታውቃላችሁ?

ምግብ ፣ፓስታ ፓስታ ከኢታሊ ምንጩን ያገኘ የምግብ አይነት ሲሆን በሀገራችን በጣም እየተለመደ የሚገኝ የምግብ አይነት ነው። ፓስታ በስጎ የሚጣፍጥ የምግብ አይነት ነው። ከዚህ በፊት ፓስታ ቀምሰው ያውቃሉ?

ቬሎ ሱሪ ፦ ቬሎ ሱሪ በሀገራችን በተለያዩ ወቅቶች ዘመናዊ የነበረ ፋሽን የነበረ ያለባበስ ስታይል ከእግር በኩል ሰፊ የሆነ የሱሪ አለባበስ ዘዴ ነበረ ። እናንተ ቬሎ ሱሪ የለበሰ ሰው አይታችሁ ታውቃላችሁ ።

ማስታወቂያ የስራ ማስታወቂያ ከማስታወቂያዎች መካከል አንዱ ሲሆን ለተለያዩ ሰዎች አዱስ ክፍት የስራ ቦታ መኖሩን ለማስታወቅ የምንጠቀምበት የማረስታወቂያ አይነት ነው። ከዚህ በፊት እርስዎ የስራ ማስታወቂያ አንብበው ያውቃሉ?

ህንፃና ግንባታ ፋሲል ግንብ ፋሲል ግንብ በሀገራችን ኢትዮጵያ በጎንደር የሚገኝ እጅግ የአማረና ታሪካዊ የስነ-ህንጻ ግንባታ ነው። እናንተ ከዚህ በፊት ስለ ፋሲል ግንብ ሰምታችሁ ታውቃላችሁ?

ጉዞ ቱሪዝም እና ስደት ቱሪዝም የጣና ገዳማት የጣና ገዳማት በሃገራችን በቱሪዝሙ ዘርፍ ብዙ አስተዋጾ የሚያደርጉ ተቋማት ናቸው። ብዙ የቱሪስት መስህብ አለን። ከነዚህ የቱሪስት መስህብ የጣና ገዳማት ሄደው ያውቃሉ?

ንግድና ግብይት የሀገር ውጭ ንግድ የሀገር ውጭ ንግድ ሰዎች ከአንድ ሀገር ወደሌላ ሀገር እቃዎችን በማምጣትና በማውጣትና በማስገባት የሚያካሂዱት የንግድና የግብይት ስነስርዓት ነው። እርስዎ ከዚህ በፊት የውጭ ንግድ አድርገው ያውቃሉ?

ምግብ ሽሮ፡ሽሮ ከጓያ፣ ከአትክልት፣ ከሽምብራ የሚሰራ ጣፋጭ በሃገራችን የተለመደ የምግብ አይነት ነው። እናንተ ከዚህ በፊት ሽሮ ቀምሳችሁ ታውቃላችሁ? ይምን አይነት የሽሮ ጣእምስ ይመቻችኋል?

ዜና የቴሌቭዥን ዜና የቴሌቭዥን ዜና ከዜና ማሰራጫ መንገዶች አንዱ ሲሆን፤ የቴሌቭዥን ዜና በቴሌቭዥን መስኮት የተለያዩ መረጃዎችን የምናገኘበት የዜና ምንጭ ነው። እናንተ ከዚህ በፊት የቴሌቭዢን ዜና አይታችሁ ታውቃላችሁ?

ምግብ ቀይ ወጥ:- ቀይ ወጥ ከስጋና እና ከበርበሬ ከተለያዩ ነገሮች የሚሰራ በቀይ መልኩ የሚሰራ የስጋ ምግብ ነዉ። እናተ ቀይ ወጥ በልታችሁ ታዉቃላችሁንስ? የቀይ ወጥ ጣዕሙስ እንዴት ትገልፁታላችሁ?

መሠረተ ልማት ጤና ጣቢያ ጤና ጣቢያ ከመሠረ ልማቶች አንዱ ሲሆን ለሰው ልጆች ጤናን ለመጠበቅ ለተለያዩ አገልግሎት የሚውል መሠረታዊ አገልግሎት ነው። እናንተ ጤና ጣቢያ ተጠቅማችሁ ታውቃላችሁን?

ጸጉር፦ ሉጫ ጸጉር፦ ሉጫ ጸጉር ከጸጉር አይነቶች መካከል አንዱ ሲሆን ለስላሳ እና ደስ የሚል አይነት የጸጉር አይነት ነው። የናንተ የጸጉር አይነት ሉጫ ጸጉር ነው ወይስ አይደለም?

መሰረተ ልማት ትምህርት ቤት። ትምህርት ቤት ከመሰረተ መካከል አንዱ ሲሆን የሰው ልጆችን ወደ ዘመናዊነት ሊያሽጋግር የሚችል የመሰረት ልማት መካከል አንዱ ነው። እናንተ ከዚህ በፊት ትምህርት ቤት ተምራችሁ ታውቃላችሁ?

ፋሽን ተነፋነፍ ሱሪ በሃገራችን በአብዛኛው በገጠሩ ክፍል በተለምዶ የሚለበስ የፋሽን ልብስ ነው እናንተ በዙሪያችሁ ተነፋነፍ ሱሪ የለበሰ ሰው አይታችሁ ታውቃላችሁ? ተነፋነፍ ሱሪስ ሞክራችሁ ታውቃላችሁ?

ሙዚቃ ባህላዊ ሙዚቃ ባህላዊ ሙዚቃ በባህላዊ መልኩ የሚተገበር የሙዚቃ አይነት ሲሆን በሀገራችን በሰርግ በልደት በተለያዩ ሁኔታዎች በተለያየ መልኩ የሚደረግ የሙዚቃ አይነት ነው። እናንተ የባህላዊ ሙዚቃ ላይ ተሳትፋችሁ ታውቃላችሁ?

ንግድ እና ግብይት የኦንላይን ንግድ የኦንላይን ንግድ ወይም ግብይት ሰዎች በቀጥታ ሳይገኙ በስልካቸው ወይም በተለያዩ መጠቀሚያዎች የሚያከናውኑት ነው። እናንተ የኦንላይን ግብይት አድርጋችሁ ታውቃላችሁ?

መጓጓዣ እና ተሽከርካሪዎች ጋሪ፡ጋሪ ከባህላዊ የመጓጓዣ መንገዶች አንዱ ሲሆን፤ በፈረስ ከኋላ ወንበር መቀመጫ ያለው የመጓጓዣ አገልግሎት የሚሰጥበት ነው። እናንተ ስለ ጋሪ ምን ታስባላችሁ?

የቤትና የዱር እንስሳት ፦ ዶሮ ፦ ዶሮ ከቤት እንስሳ መካከል አንዱ ስትሆን ዶሮ ለሰው ልጆች እንቁላል በመጣል እና ራሷን በስጋነት በማገልገል የምትታወቅ የቤት እንስሳት ነች ። እናንተ ስለ ዶሮ ጥቅም ምን ያክል ታውቃላችሁ ?

እፅዋት ፦ ባህር ዛፍ ፦ ባህር ዛፍ የሀገራችን የኢትዮጵያን አብዛኛው የእጽዋት ሽፋን የያዘ የእጽዋት ዓይነት ሲሆን ለተለያዩ አገልግሎቶች የሚያገለግል እፅዋት ነው ። እናንተ ከዚህ በፊት ስለ ባህር ዛፍ ሰምታችሁ ታውቃላችሁ ?

የቤትና የቢሮ እቃዎች ተሽከርካሪ ወንበር በቤትና በቢሮ ከምናገኛቸው እቃዎች አንዱ ሲሆን ስራ በምንሰራበት ጊዘ ከቦታ ቦታ መንቀሳቀስ የሚችል የወንበር አይነት ነው። እናንተ ተሽከርካሪ ወንበር ተጠቅማቹ ታውቃላቹ?

ህግ አስከባሪ አርማ በታኝ አርማ በታኝ ከሀገራችን ህግ ከሚያስከብሩ አካላት መካከል አንድኞቹ ናቸው። አርማ በታኝ የተሰበሰበ ህዝብ በብዛት ካለበት ቦታ የሚበትኑ ሰዎች ናቸው። እናንተ በአካባቢያችሁ የአድማ በታኝ ሲካሄድ አይታችሁ ታውቃላችሁ የአርማ በታኝ ተግባር?

የጽፈት መሳሪያ እቃዎች እስኪብሪቶ ለጽህፈት የሚያገለግለን የጽህፈት መሳሪያ እቃ መካከል አንዱ ነው። እስኪሪቶ የተለያዩ ጽሁፎችን ለመጻፍ መልእክት ለማስተላለፍ የሚያገለግ መሳሪያ ነው። እናንተ ከዚህ በፊት እስክብሪቶ ፅፋችሁ ታውቃላችሁ?

ታዋቂ መሪዎች እና አባቶች፦ ሀይለ ገብረ ስላሴ፦ ሀይለ ገብረ ስላሴ በኢትዮጵያ እጅግ ታዋቂ እና ዝነኛ የሆነ አትሌት ነው። ይቻላል በሚል መርህ የሚታዎቅ አትሌታችን ነው። በሀገራችን ብዙ ትልቅ ሆቴሎች እና ረዞርቶች ያሉት ሰው ነው። ስለ ሀይለ ገብረ ስላሴ ምን ያቃሉ።

ስፖርት የዋና ስፖርት የዋና ስፖርት ከስፖርት መካከል አንዱ ሲሆን ሰዎች በዉሃ ውስጥ ውድድር የሚያደርጉበት የስፖርት ስነስርዐት ነው። እናንተ ከዚህ በፊት የዋና ስፖርት ተወዳድራቹ ታውቃላቹ?

ማስታወቂያ የሰሌዳ ማስታወቂያ የሰሌዳ ማስታወቂያ ከማስታወቂያ አይነቶች ውስጥ አንዱ ሲሆን ማስታወቂያዎች አዳዲስ መረጃዎች በዳ ላይ የሚለጠፉበት ስነ ስርዓት ነው ይህ በአገራችን ለስራ ማስታወቂያነት በጣም የተለመደ ነው እናንተ የሰሌዳ ማስታወቂያ አይታችሁ ታውቃላችሁን?

ዜና የሬድዎ ዜና፦ ዜና በተለያዩ ምንጮች የሚተላለፍ ሲሆን ከእነዚህም መካከል አንዱ የሬዲዮ ዜና ነው የሬዲዮ ዜና በሬድዮ ቀጥታ የሚተላለፍ የዜና አይነት ነው እናንተ በአካባቢያችሁ በሬዶዮ የሚተላለፍ ዜና ሰምታችሁ ታውቃላችሁ?